ኮምፒውተር የውጭ መረጃዎችን ለመሰብሰብ ፣ለማሰናዳት ፣ለማከማቸት የሚያገለግል የኤሌክትሮኒክስ መሳሪያ ሲሆን በጣም ፕሮግራምድ የሆነ በጣም ብዙ ነገሮች ለማድረግ የሚያስችል የኤሌክትሮኒክስ ምርት ነው።

የጤና ሚኒስቴር ቢሮ ሚኒስቴር ቢሮ አይነት ስለ ሀገሪቱ የጤና ፖለቲካ ተቋማት ቁጥጥር የሚደረግበት ቦታ ነው።

ወይራ ባንክ በተለያዩ ወይራ ዛፍ ለምነት የሚታይበት ስፍራ ሲሆን በብዛት ወይራዎች የሚበዙት ወይራ ባንክ ተብሎ የተሰየመ ብሄራዊ ፓርክ ሲሆን በጣም የሚያምር ለህዝቡ ክፍት የሆነ የመናፈሻ ቦታ ነው። በአዲስ አበባ ይገኛል።

የእጅ ኳስ ኳስን በመምቻ በመጠቀም የሚጫወቱት ታዋቂ የቡድን ስፖርት ሲሆን ይህ የእጅ ኳስ እንግዲህ በጣም ብዙ አካላዊ ጉዳቶች የሚያደርስ የስፖርት አይነት ነው ነገር ግን በጣም ተወዳጅ ነው።

መሰረታዊ ንባብ እና ጽህፈት ይህ ማንበብ እና መጻፍ እንዲችሉ የሚሰጥ የመጀመሪያ ትምህርበተለይ አንደኛ ክፍል ሁለተኛ ክፍል ት ሲሆን ሲሆኑ ይህም የፊዚክስ ትምህርት ማንኛዉም ሰዉ መማር አለበት አለበለዚያ ማንበብ እና መጻፍ ካልቻለ ምንም ትምህርት ዉስጥ ጥቅም አይኖረዉም ማለት ነዉ።

ብስክሌት አንድ ሰው በሁለት እግሮች በመንዳት በረዥም ርቀት ቡድን ውድድር የሚነዱበት የስፖርት አይነት ሲሆን ይህም የስፖርት ዓይነት በተለያዩ ቦታዎች የተለመደ ነው።

ዋና አገልግሎቱ እንደ ኮምፒውተር እና ፕሮጀክተር ያሉ ስብስብ የሚይዝ ይጠራል እንዲሁም ደግሞ ስእሎችና ጽሁፎችን ለመሳል የሚጠቀሙበትን አጠቃሎ በመያዝ ይገኝበታል።

የቋንቋ ማሰልጠኛ ይህ አንድ ሰው ቋንቋቸው ቋንቋ የማስተማሪያ ዘዴዎች እንደ ማስተማሪያ ቋንቋዎች ች በየትምህርት ቤት ያስተምራሉ።

የማህበረሰብ ሬዲዮ ትምህርት ይህ በአምራቸው ምስል እንዲፈጥር ተደርጎ የሚሰጥ የትምህርት አማካኝነት ማህበረሰብ የትምህርት መረጃዎችን የፕሮግራም አይነት ነው

ዋና ይህ ውሀ ላይ የሚደረግ የስፖርት እንቅስቃሴ ሲሆን፤ እጃችንን በማወራጨት በፍጥነት በመዋኘት አሸናፊው የሚለይበት የስፖርት ውድድር ነው። በብዛት ይህ ዋና በጣም ኃይለኛነት የሚጠይቅ የስፖርት ውድድር ነው።

አዲስ ግኝቶ ጥናቶች የሚካሄዱበት ተለያዩ ላብራቶች የተሟሉበት የቦታ አይነት ነው።

የመሬት ሞዴል ወይም ሉል ይህ ጂኦግራፊ ለማስተማሪ የሚያገለግል የመሳርያ አይነት ሲሆን ሞዴል የተደረጉ የሚዘጋጅ የመሳሪያ አይነት ነው።

የግብር እና ኤግዚቢሽን አዳርዲስ የግብር እና ቴኮንለጂበት ምህርቶች የሚታዩበት እና የሚታወቁበት የትርኢት ዓይነት ሲሆን በዚህ እግዚቢሽን ላይ የተለያዩ ምርቶች እንዲሁምደሞ ትለልቅ ደለጅቶች ምርታችን ያስታወቅብር፡፡

ዲጂታል ካሜራ ይህ ፎቶግራፎችና ካሜራዎችን ኤሌክትሪክ መልኩ የመቅረጽ መሳሪያ ሲሆን ነገሮችን ቁጭ አድርጎ ማሳይት የሚችል የኤሌክትሮኒክስ መሳሪያ ነው።

የሰነዶች ማረጋገጫ ቢሮ እነዚህ ለውጭ ጉዳይ ወይም ደግሞ ለውስጥ በሚያስፈልጉበት ጊዜ ትክክለኛነት የሚታይበት ሲሆን ማህተባቸው ወይም ደግሞ በመንግስት ደረጃ የተረጋገጡ መሆናቸውን ቸክ የሚደረግበት ነው።

የእጅግ ኳስ ኳስን በመጠቀም ግብ ለማስቆጠቅ የሚደረግ የቡድን ጨዋታ ነው። ይክ እንግዲህ በበረኛ ይኖራል ስምንት ሰዎች በሜዳው ላይ ይሳተፋሉ ማለትም ለጨዋታው።

የፌዴራል ፖሊስ የጣት አሻራ ይህክምጤ ለወንጀር መርመራ ወልም ለተዛማጅ ማብረጋገቻዎች የተላአሻራ የሚሰትበት ቢሮ ሲሆን ቢሮ ላይ ማንኛው ወንጀል ቢሰረራ በኋላ ድጋሚ እንዳይ ሰራ ዲያስ የሚደረግበት ነው።

ተቃዋሚዎች እነዚህ በፖለቲካ ፓርቲ የተለየ ጎራ ውስጥ የሚያራምዱ ፓርቲዎች ሲሆኑ በሀሳብ ወይም በአስተሳሰብ በፖለቲካ አስተያየታቸው ላይ ተቃርኖ ያሳርፋል።

የ መራ ይክ ከእርሳስ ለመቅረጽ የሚያገለግል መሳሪያ ዓይነት ሲሆን ከብረት እና ክላስቲክ ሊዘጋጅ የሚችል ከብረቱ ሹል የሆኑ ነገሮች አሉት የመቅረጫህ ዓይነት ነው

የምታደርገው የፖለቲካዊ ንግግር ባህሪ ትስስር ይሁን የተለያዩ ሸቀጦች መሸጥ መለወጥን የሚያጠቃልል ነው።

ጅምናስቲክ ክልጥብና ጽቃሬ ትራዋጭነትን የሚያተቃለል የአካለክ የእንግስቃሴ ስፖርት አይነት ሲሆን እነዚ የጽያጠንራችህንን እና የቆዳችን መተታጠፍነቱ የሚያበረተቱ ስፖርት ነው።

ርስ ፖሊሲ መንግስት ለትምህር ዘርፉ የሚያወጠው ሀቅታጫ እና ሕግ ነው የሀተቃላይ ትምህር ሲስተሙን ወይም የናድክሽኑን ለመምራት የሚያገለግል የህግ ዓይነት ሆይን ፖሊሲ አይነት ነው እና በትምህርት ሚኒስተር ረቂቅ ይወጣል ይፀድቃል።

የአፍሪካ ህብረት ጉባኤ የአፍሪካ ሀገራት መሪዎች በየ ዓመቱ የሚሰበሰቡበት እና ስለ ሀገሪቱ ጉዳይ የሚመክሩበት ትልቅ የስብሰባ ጉዳይ ሲሆን በአፍሪካ ስለሚገኙ ጉዳዮች እና እንዴት መራባውያን ሀገሪቱን የጡ ቁንዳሉ የሚያነሱበት የሚመክሩበት ጉዳ